ወንበር ከተለያዪ አይነት ነገሮች ሊሰራ ይችላል። በዋናነትም የሚሰራው ከእንጨት ሲሆን ይህም አብዝሃኛውን ጌዜ የሚያገለግለው ለመቀመጫነት ነው። እና ወንበር ብዙውን ጊዜ የተለያዪ ቦታዎች ይገኛል። እና ወንበር እስኪ ከምን እይነት አንፃር ሊከፈል ይችላል?

ዉሻ የቤት እንስሳ ሲሆን ይህ ዉሻ በታማኝነቱ ባለቤቱን በማገልገል ይታወቃል። እና ይህ ዉሻ ለሰዉ ልጅ ያለምንም ጥቅም ለሰዉ ሲያገለግል ይኖራል። እና ዉሻ የት የት ይኖራል?

ቀለበት በዋናነት እጅ ላይ የሚደረግ ጌጥ ሲሆን ብዙ ጊዜ የጋብቻ ወይም የቃል ኪዳን ቀለበት በዋናነት ይታወቃል። እና ይህ ብዙ ጊዜ ከምን ከምን ሊሰራ ይችላል?

ብርቱካን በተለያዩ ጥቅሞች የሚታወቅ ሲሆን ይህ የፍራፍሬ ዓይነትም በዋናነትም በጤና ጥቅሞች ይታወቃል እና በጣም ይታወቃል እና ብርቱካን ሲበስል ምን ዓይነት ቀለም አለው?

ዋንዛ ኢትዮጵያ የሚገኝ በቀጠለ ሰፋፊነቱ የሚታወቅ የእዋት አይነት ነው። እና ይህን በሀገራችን ባህላዊ ከጥንት ጀምሮ የነበረ ነው። እና ዋንዛ ለምን ጥቅም ይውላል?

ልብስ መስፊያ ማሽን ለልብስ መስፊያነት ወይም የተለያዩ ልብሶችን ለማዘጋጀት የሚያገለግል ነው። የልብስ ማሽን በየት በየት ቦታዎች ይገኛል? ወደ ኢትዮጵያስ መች ገባ?

ቅዱስ ጊዮርጊስ በኢትዮጵያ ከሚታወቁ የእግር ኳስ ክለቦች አንዱ ሲሆን ግንባር ቀደም ከሆኑት የኢትዮጵያ የእግር ኳስ ክለቦች አንዱ ነው። እና ማሊያው ምን አይነት ቀለም አለው እንዲሁስ ምን አይነት አርማ አለው?

ዉሃ ለሰው ልጆች አስፈላጊ መሰረተ ልማቶች ውስጥ አንዱ ሲሆን ይህ ውሃም በተለያዩ ሁነቶች ሊቀርብ ይችላል። አብዛኛውን ጊዜ በመንግስት ይቀርባል ማለት ነው። እናም ለውሀም ገባር ከሆኑ ወይም ዋና ከሆኑ መሰረተ-ልማቶች የት ይገኛል?

ሽቶ በሱፐር ማርኬቶች ከሚገኙ ነገሮች ውስጥ የሚጠቀስ ሲሆን ይህ ሽቶ ለሰዎች ለጠረን እንዲሁም ለተለያዩ ዕቃዎች ለመርጨት የሚያገለግል ነው ።እና በዋናነት ከምን የሚሠራ ይመስሎታል?

በኢትዮጵያ እንድሁም በአልም ላይ የሚታወቅ የስፖርት አይነት ሲሆን። ለሰዎች ጠቃሚ ውድድር ሲሆን ያሸነፈውም ሜዳልያ ይሸልማል።

የኮንሶ ማህበረሰብ የልዩ በልዩ ስራ የሚታወቅ ማህበረሰብ ነው። እና በዋናነት በእርከን ስራው ይታወቃል። እና የተለያዩ ግብርና ምርቶችን በመስራት ይታወቃል። ይህ ማህበርሰብ በኢትዮጵያ የትኛው ይገኛል?

አህያ የመጕጕዣ አይነት ስትሆን ይቺ ባለአራት እግር የሆነች ጉልበቷ በኢትዮጵያ ደግሞ በጣም ታዋቂ የሆነች አንዲሁም በሰዎች አገልግሎት በመስጠት የምትታወቅ ናት:: እንዲሁም ትሁት ናት እና ብዙ እቃዎችን መሸከም ትችላለች:: እና አህያ ከአህያ ጥቅሞች መካከል ዋናውን ጥቀሱ::

ፈረስ በኢትዮጵያ በጣም አክብሮት ከሚያገኙ የመጓጓዣ አይነቶች አንዱ ሲሆን። ይህም ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀሻነት በኢትዮጵያ ነገስታት እንዲሁም የተለያዩ መኳንቶች ይጠቀሙባቸው የነበረ ነው። እናም አፄ ሚኒሊክ የራሳቸው ፈረስ ነበራቸው ስሙም ማን ይባላል?

ሽሮ በኢትዮጵያ በጣም ታዋቂ ተወዳጂ የሆነ የምግብ አይነት ነው። ይህም የሚሰራው ከተለያዩ የሽሮ፣ የባቄላ፣ የአተር ዝርያዎች እንዲሁም ከጓያ ነው። እና ይህ ሽሮ በዋናነት ለምን ለምን ጥቅሞች ይውላል።

ብዙ ኢትዮጵያዊያን እንዲሁም አፍሪካውያን ከአገራቸው ለቀው ወደ ሌላ ሀገር ይሰደዳሉ። የሚሰደዱትም በተለያየ ምክኒያት ነው። እና የገንዘብ ችግራቸውን ኑሯቸው ለማሸነፍ ሲሉ ይሰደዳሉ። በየት በየት አድርገው ሊሰደዱ ይችላሉ።

ይህ ቡና ተክል በኢትዮጵያ ከሚታወቁ የተክል ወይም የእፅዋት አይነቶች ሲታወቅ ይህም በኢትዮጵያ አምርቶ ለውጭ በማቅረብ የሚታወቅ ነው። ይህም የተለያዩ ጥቅሞች ይሰጣል። በዋናነት የቡና ከተማ ተብሎ የሚታወቅ የትኛው የሃገራችን ክልል ነው?

ሰው ሰራሽ የፀጉር አይነቶች የሚባሉት ከፈረስ ጭራ እንዲሁም ከሰው ከተቆረጠ ፀጉር ተወስዶ የሚሰሩ የፀጉር አይነቶች ናቸው። እና ለምን ጥቅም የሚውሉ ይመስላቸኋል?

የአፋር ማህበረሰብ በኢትዮጵያ ከሚታወቁ ማህበረሰቦች ውስጥ ሲሆን ይህ የአፋር ማህበረሰብ በዋነኝነት በአፋር ክልል የሚገኝ እና ኤርታሌ ዙሪያ አካባቢ የሚገኝ ነው ።በዋነኝነት በምን ስራ ነው ሚተዳደረው?

ማንጎ በጣም ተወዳጅ ከሆኑ ፍራፍሬ አይነቶች መካከል አንዱ ሲሆን ይህም ማንጎ በኢትዮጵያ ከሚያወቁ የፍራፍሬ አይነቶች ናቸው። በዋናነትም ለጭማቂ ጁስነት ያገለግላል። ማንጎ የሚመረተው በኢትዮጵያ በዋናነት የት ነው።

የንግድ ዜና ስለንግድ የሚቅርብ የዜና አይነት ሲሆን። ዛሬ የተደረጉ የግብይት አይነቶች የተለያዩ አይነት የሸቀጣሸቀጥ ዋጋዎችን የሚገልጽ የግብይት አይነት ነው። በውስጡ ምን ምን ሊያካተት ይችላል።

የአዳማ ፈጣን መንገድ ይህ የመሰረተ ልማት ከአዳማ እስከ አዲስ አበባ የሚደርስ ፈጣን መንገድ ሲሆን በኢትዮጵያ ታዋቂ ከሆኑ የፈጣን የመንገድ አይነቶች ውስጥ ይጠቀሳል። እና በስንት አይነት ነው የሚከፈልው?

ስነ ዜጋና ስነ መግባር ትምህርት በዋናነት ለተማሪዎች አስፈላጊ የሆነ የትምህርት አይነት ሲሆን ይህም ተማሪዎች እንዴት መግባር መገንባት እንዳለባቸው እንዴት ሀገርን ጠቃሚ ሆነው ማደግ እንዳለባቸው የሚያሳይ ነው። ስነ ዜጋና ስነ መግባር የስንተኝ ክፍል ትምህርት ነው?

ሞባይል ስልክ ለሰዎች የተለያዩ ጥቅም የሚሰጥ ሲሆን በዋናነትም ሰዎች የሚኖሩትን ህይወት ቀላል በማድረግ ይታወቃል ከእነዛም መካከል ለመደወያ ለወገናኛነት በዋነኝነት ይጠቀሳል እና ይህ ሞባይል ከምን ከምን ይሰራል?

በረባሶ አንድ የጫማ ዓይነት ሲሆን ይህ በድሮ ግዜም የሚታወቅ አሁንም ድረስ ያለ የጫማ አይነት ነው። ዋና አላማውም ለሰው ልጆች መከላከል ከተለያዩ አደጋዎች መጠበቅ ነው። እና እስኪ በረባሶ ከምን ይሰራል?

ባላገሩ የማህበራዊ ሚዲያ ፕሮግራም በኢትዮጵያ ከሚታወቁ የዜና አቅራቢ የማህበራዊ ሚዲያወች አንዱ ነው። እና ይህ የተለያዩ መረጃዎችን ለህብረተሰቡ በማቅረብ ይታወቃል። የሃገር በማስተዋውቅም ይታወቃል። እና ዋና መቀመጫው የት ነው?

ጣና ለቱሪዝም መስህብነት የምታገለግል ልዩ የህነች ቦታ ስትሆን ይህም ለተለያዩ አይነት መጓጓዣዎች መዝናኛዎች እንድሁም የተለያዩ መዝናኛ ቦታዎችን የያዘች እና የተለያዩ የቱሪስት መስህቦችን ትስባለች። እና የት ክልል ትገኛለች?

ብልጽግና የፖለቲካ ፓርቲ ሲሆን ይህም በቅርብ ጊዜ የተመሰረተ እና የተቋቋመ ድርጅት ነው። እና ይሄ ድርጅት በአሁን ጊዜ እየመራ የሚገኝ ድርጅት ነው ።እና የት ነው ዋና መቀመጫው?

ጠረጴዛ በዋናነት አራት እግር ያለው አብዛኛው ጊዜ የሚታወቀው። የሚሰራውም ከእንጨት ነው። ይህም የቤት እና የቢሮ ዕቃዎች እንጠቀምበታለን። እና ጠረጴዛ በዋናነት ጠቀሜታው ምንድን ነው?

ዳማ ከሴ በኢትዮጵያ በባህላዊ ህክማናነት የሚያገለግል የእጽዋት አይነት ሲሆን ይህም ለጉንፋን በዋናነት የምንጠቀመው የህክምና አይነት ነው። እና ብዙ ጊዜው ምን አይነት ቦታ ላይ ነው የሚጎዳው?